ልቦለድ በመባል የሚታወቁ የመጽሐፍ አይነቶች እነሱን የሚመነጩ ከጭንቅላት ሲሆን ከትክክለኛ ህይወት ያገናኛቸው ነገር የለም። ነገር ግን በአብዛኛው ጊዜ ሰው ወደ ልቦለድ ሲሳይ ይታያል

በጣም ባለ ብዙ ቀለም ያላቸውን እርሳቸው ወይም ከለሮችን ማግኘት ስንፈልግ ሱፐርማርኬቲንግ ማግኘት እንችላለን በተጨማሪም አካባቢ ማግኘት እንደምንችል የታወቀ ነው።

ውሻ በጣም በአብዛኛው ሰዎች የሚወድድ የቤት እንስሳት ነው። ይህም የቤት እንስሳ ቤታችንን ከሌባ እንዲጠብቅ ያደርጋል። ስጋ ተመጋጋቢ አንዳንዴ እንጀራም ብንሰጠው የሚበላ፣ ወተትም አብዝቶ የሚወድ የቤት እንስሳ ነው።

እንጨትን በመጠቀም በትብብር አገራችን ላይ ቤት ይሰራል ይህንን ቤት ሲሰሩ እየዘፈኑ እያወሩ ቤቱን ይሰሩታል እናም ይህ በትብብር የሚሠራ ተግባር ነው

ፓስታ እና መኮረኒ መቶ አመት ባልሞላ ጊዜ ውስጥ ወደ ኢትዮጵያ የገቡ ምግቦች ናቸው። እነዚህ ምግቦች በመጀመሪያው ወደ ኢትዮጵያ ሲገቡ በህዝቡ ተቀባይነት ያላገኙ ነገር ግን በዚህ ሰዓት አብዛኛው ሰው ወዶት የሚመገባቸው ናቸዉ።

በኢትዮጵያ ውስጥ ተወዳጅ የሆኑ ምግብ ዶሮ የምትሰጠን እንቁላል ሲሆን ይሄን እንቁላል በብዙ ነገር እያዋደን እንመገባለን አሁን የምናየው ስጋ ፍርፍር ሲሆን እንደሚጣፍጥ ያስታውቃል

ብዙ ጊዜ ጌታዎች ሴቶች ሲዋቡበት ሲያምሩበት እንዲሁም ሲያገጡበት እንመለከታለን ጌታ ጌጦች እንደምንመለከተው ለአንገት ለጆሮ እንዲሁም አናት ላይ የሚደረግ ናቸው

ቢቢሲ በመባል የሚታወቅ ኢንተርናሽናል ወይም አለም አቀፋዊ የሆነ የዜና ጣቢያ አለ። ይሄም የሚያስተላልፍልን በአለም ላይ ምን ተፈጠረ፣ የአየር እና የጤና ጉዳዮችን መረጃ ይሰጠናል።

የአበባ ማስቀመጫ ብዙዉን ጊዜ በቤታችን ወይም በቢሮአችን ልናስቀምጥ የምንችለው እቃ ነው። በዚህም ላይ የአበባ ማስቀመጫ በተለያዩ አይነት አሰራር እና በተለያዩ አይነት ቀለሞች ሊመጣልን ይችላል።

ካሉት ክልሎች ውስጥ በምስሩ ላይ የምንመለከተው ባንዲራ የትግራይ ክልላዊ መንግስት ባንዲራን ይገልጽልናል የሚሰጥ ቀይ ቀለምንና ቢጫ ቀለምን ተጠቅመው ሰርተውታል

አtር በጣም የታወቀ ለጤና ጥሩ የሆነ በውስጡም ካልሴየም እና ቫይታሚን ኤ የያዘ አትክልት ነው። ይህ አትክልት የምንመገበው አብዛኛውን ጊዜ ምሳ ሰዓት ላይ ሊሆን ይችላል።

ጸጉር ቤት በአብዛኛው በኢትዮጵያ አካባቢ ላይ የምናገኘው አንድ እየተሰራበት ያለ ሥራ ነው። እነዚህም ሥራ ላይ የወንድ እና የሴት ጸጉር ቤት ብለን መከፋፈል እንችላለን። በተለያዩ ዓይነት እንደፈለግን አድርገን ይሰሩናል።

በኢትዮጵያ ዝብ ተወዳጅ የሆነ እና ተደናቂ የሆነ ይህ አርቲስት በቅርብ ጊዜ በሚያሳዝን ሁኔታና ህይወቱ ማለፉን ሰምተናል። ይህ አርስቲስት በኢትዮጵያ ውስጥ በጣም ተወዳጅ ነው።

እራሳችንን እና መንፈሳችንንም ለማደስም ስንፈልግ አብዛኛውን ጊዜ ነፋሻማ ወይም የውሃ አካል ያለበት ቦታ ሂደን ብንዝናና ይመከራል። ይህም ቦታ እጅግ እንደሚያዝናናን ይታወቃል።

ሕዝብ እንዲደሳት አብሩነት እንዲበረታ ሰወች ወይም የከተማ ነዋሪዎች ሰብሰብ በማለት እሩጫ ያካሄዳሉ ኢትዮጵያም የምንትታወቃው በታላርቁ እሩጫ እንደሆነ ይታወቃል።

ሽሮ በኢትዮጵያ ህዝብ በጣም የተወደደ ፣የተመሰገነ በጾም ጊዜ ደግሞ በጣም አዘውትሮ የሚበላ ምግብ ነው። ሽሮም በብዙ ዓይነት ነገር አርጋ መብላት እንችልልን በጣም በጣፋጭነቱም ይታወቃል።

በኢትዮጵያ በመህላችን እነዚህም ቆንጆ የሆኑ ላይን የሚስቡ ጥበብ አባሳትን ብዙን ጊዜ ለባዓል እንዲሁም ላንዳንድ ደስሚል ነገሮች ስንለብሳቸው እንስተዋላለን።

አይላሽ ወይም የአይን ጭራ ቅጥያ በምባል የሚታወቀው የውበት መጠበቂያ አይናችን ብዙ ጊዜ ጭራል ሳይኖሮው ሲቀር ወይም በዛ እንዲ ላይናችንም ለየት ያለ ውበት እንዲሰጠው ማድረግ ስምፈልግ እንጠቀመዋለም፡፡

እራሳችንን ለማስደሰት ወይም ውስጣችን ያዝ ነውን መረጃው ለማካፍል ስንፈልክ ታዋቂ ሆኑ ነገሮችን ይጠቀማለን። ከነዚህም ውስጥ ኢንስታግራም እና ፌስቡክ ታዋቂ ናቸው ሁለቱም ሜታ በተባለ ድርጅት ውስጥ ናቸው።

አካባቢያችን ስናነሳ ስለ እውሃ ጥበቃ ማንሳታችን አይቀርም። ውሃ በአብዛኛው ቦታ የሚገኝ በጣም ጠቃሚ የሆነ ለመኖርም ግዴት አስፈላጊ የሆነ ነገር ነው። ነገር ግን በቀላሉ ሊበከል እኛንም በበርሽታ ሊያስዘን ወይም ሊገለን ይችላል።